ቴሌ ብር በኢትዮጵያ ውስጥ በአጭር ጊዜ ውስጥ በከፍተኛ ፍጥነት ተጠቃሚዎችን በማፍራት ግንባር ቀደም የሆነ የሞባይል ገንዘብ አገልግሎት መድረክ የሚሰጥ ነው።

ታልዲስ ቡና በአለምአቀፍ አቀፍ ደረጃ ከሚታወቀው የቡና ቤት ሞዴል ጋር በሚመሳሰል መልኩ የተደራጀ ነዉ ካልዲስ በ አዲስ አበባ እና በሌሎች ከተሞች በፍጥነት ቀመስፋፋት የሚታወቅ ዘመናዊ የቡና ቤት ነዉ።

የገንዘብ ተቀመጭ እና ብድር አገልክሎት ውስጥ ብድር መስጠት የግል ብድር ለግለሰቦች ለተለያዩ የግል ፍላጎቶች የሚሰጥ ነው። የንግድ ብድር ለንግዶች የሥራ ማስኬጃ ወይም የክብ ወጪ የሚሰጥ ነው። የሞርጌጅ ብድር ቤት ለመግዛት ወይም ለመገንባት የሚሰጥ ለረድም ጊዜ ብድር ነው።

ከኤሌክትሮኒክስ እቃዎች ከሞባይል ስልኮች ከፋሽን አልባሳት መጠበቂያዎች እስከ የቤት ውስጥ መገልገያ ድረስ ያሉ እጅግ በጣም ብዙ ምርቶችን ይሸጣል

Hotel ወደ 195 ክፍሎች ያሉት ሲሆን ከሁሉም በላይ የሚጠቀሰው እጅግ ሰፊና ውብ የሆነው የአትክልት ስፍራ ነው ለመጀመሪያ ጊዜ ተቋቋመ በ1950ዎቹ ሲሆን ለረጅም ጊዜ የመንግስት ሆቴል ነበር

ኢብር በተለይ የፍጆታ ክፍያዎችንና የጅምላ ክፍያዎችን ለማቀላጠፍ የተቋቋመ የዲጂታል ክፍያ ስርአት ነው። ኢብር የዲጂታል ክፍያ ስርዓት የባለ አክሲዮኖች ማህበር አስተዳደር ስርዓት ያለው ነው።

በርካቶ አፍሪካዊ ግዙፍነት አለዉ ይባላል። ይሆን በስፋትና በተገበያ ብዛት ከሰሃራ በታች ካሉት የአፍሪካ ክፍት ገበያዎች ሁሉ ትልቁ እንደሆነ ይታመናል።

የቤተ ክርስቲያን የገንዘብ አገልግሎቶች ውስጥ የሚጠቀሰው የመንፈሳዊ አገልግሎት ነው። እነዚህም ለሰበካ አገልግሎት በዓላት ዝግጅት ዕጣና ወይን ግዢ የሚውሉ ናቸው።

የሃበሻ ሪልስቴት የንግድ ትኩረት የሚያደርገው የመኖሪያ ንጻዎች የከተማ ልማት የፕሮጀክት አይነቶች ወይም በብዙ ፎቅ የተገነቡ የአፓርትመንት ህንፃዎችን እንዲሁም የንግድ ማዕከልን ያካተቱ የተቀናጡ ንፃዎችን ይሠራል ህንፃዎችን ይሰራል።

ገበያዎች የሚለው ቃል በተለያዩ ትርጉሞች ሊያገለግል ይችላል። የመጀመሪያው የፋይናንስ ገበያ፤ እንደ አክሲዮን ገበያ እና ካፒታል ገበያ ያሉ የፋይናንስ ሰነዶች የሚያገበያዩበት ነው።

ምንዛሬ ቢሮ በቅርቡ የኢትዮጵያ ብሔራዊ ባንክ ባንክ ያልሆኑ የግል ኩባንያዎች በገበያ ዋ ጋ የውጭ ምንዛሪ ትንሿ ፍቃድ መሰጠት ጀምሯል

የቤተ ክርስቲያን የገንዘብ አገልግሎቶች ውስጥ አንዱ የሆነው የማህበራዊ እና የበጎ አድራጎት አገልግሎት ውስጥ የእርዳታ ፈንድ ነው ለችግረኞች ለአረጋውያን እና ለወላጅ አልባ አጣናት የሚዳረግ የገንዘብ ድገፍ ነው።

ሂልተን ሆቴል በ1969አመተ ምህረት በንጉሳ ነገሥተ ቀዳማዊ ኃይለ ስላሴ ዘመን የተከፈተ ሲሆን ከ4 00 በላይ ክፍሎች አሉት ታሪካዊ እና አለም አቀፍ ሆቴል ሰንሰለት አለው።

ኔያ ኢንሹራንስ ኩባንያ ይህ የግል የአክሲዮን ማህበር ሲሆን የኢንሹራንስ ገበያው ለግል ባህለሀብቶች ከተከፈተ በኋላ በ19800ዎቹ መጨረሻ ላይ ከተመሠረቱት እና በፍጥነት ካደጉት ኩባንያዎች አንዱ ነው።

የጁሚያ የአገልግሎት እስታይልን ብንመለከት ደንበኞች በመድራኩ ላይ ይዘዙና ዕቃው ወደ ደጃቸው እንዲደርስላቸው የሚያስችል የቤት ለቤት አሰራር ያለው ነው።

የሾላ ገበያን አድራሻና ቦታን ስንቀኝ በአዲስ ሳበባ ከተማ የሚገኝ ሲሆን አካባቢው ደግሞ በአብዛኛው የዕካ ክፍለ ከተማ አካባቢ ይገኛል።

ካሳንዲስ ቡና ከስታር ቦክስ ጋር የሚመሳሰል ዘመናዊ አገልክሎት የሚሰጥ እና ወጣቶች ዘንድ ተወዳጅ የሆነ ትልቅ ሰንሰለት ያለው የቡና መጠጫ ስፍራ ነው

ሽሮሜዳ ገበያ ይህ ገበያ ከአዲስ አበባ ገበያዎች የሚለየው በዋነኛነት ለባህላዊ አልባሳት እና ለጥበብ ሥራዎች በመታወቁ ምክንያት ነው።